ልዩ ልዩ መሳሪያዎች ለምሳሌ ለመጥቀስ ያክል የሽመና መሳሪያ ድሮ አባቶቻችን ለልብስ መስሪያነት ይጠቀሙበት የነበረዉ የልብስ መስረመያ ማለት ነዉ። የሽመና መሳሪያ ነዉ።

ማስጌጥ ማስጌጥ ለምሳሌ አንድ መኪና ማስጌጥ ማሳመር ወይም ማስዋብ ከሚል አማረኛ ፍቺ የመጣ ሲሆን አሁን ለምሳሌ መኪናን ማስጌጥ ስንል ማስዋብ ማሳመር የሚል ፍቺ ይኖረዋል ማለት ነው።

ግብርና፤ ግብርና በጣም አስፈላጊ የሆነ ከበጣም ብዙ ሺህ አመታትን ለሰው ልጅ በጣም ትልቅ ጥቅም ሲሰጥ የነበረ እና ምግብን ልናዘጋጅበት የምንችለው መጀመሪያ ምርጫ የሆነ ማለት ነው።

ማበረሰብ ለምሳሌ የአዊ የማህበረሰብ ውስጥ በ እንጅባራ የሚገኝ የማህበረሰብአዊነት ሲሆን በጣም በተለይ በደንሳቸው የሚታወቁ በጭፈራቸው የሚታወቁ የብሄረሰብ አይነቶች ናቸው። በውስጡ የተለያዩ ባህል ዘይቤ ያላቸው የብሄረሰብ አይነቶች ናቸው።

ስነ-ህንፃና ግንባታ:- ስነ-ህንፃና ግንባታ አሁን በቅርብ እየተደመምንበት ያለዉ በኢትዮጵያ ዉስጥ የኢትዮጵያ ንግድ ባንክ ህንፃ አንዱ ልዩ ስነ-ህንፃና ግንባታ ጥበብ የሚያሳይ የስነ-ህንፃ አይነት ነዉ።

ምግብ እንጀራ በወጥ ለመውሰድ ብንሞክር አብዛኛው የኢትዮጵያ ምግብ ተዘውታሪ የሆነ ምግብ ዓይነት ሲሆን በእንጀራና በተለያዩ ወጦች አማካኝነት አርገን ልንበላው የምንችለው የምግብ አይነት ነው።